እንጀራ በኢትዮጵያ ውስጥ የሚገኝ ብርቅዬ ምግብ ሲሆን ከጤፍ ከማሽላ እንድሁም ከተለያዩ ሰብላት የሚገኝ ምግብ ነው። እንጀራ በአብዛኛው የኢትዮጵያ ማህበረሰብ ክፍል ውስጥ እለት ከእለት የሚመገቡት ምግብ ነው።

ሀኪም፤ ሀኪም የእንስሳት ሀኪም ሊሆንም ይችላል የሰው ሀኪምም ሊሆኑ ይችላል የታመሙ ነገሮችን ማከም መድሀኒትን መስጠት መፈወስ በቀዶ ጥገናም በመርፌም በኪኒኒም በየትኛውም መንገድም ቢሆን ጤናን መስጠት ስራው ነው።

ፖሊስ ፖሊስ አንድ የሥራ ዘርፍ ሲሆን፤ ሕግ ማስከበር ሕግን በማስከበር ውስጥ ደግሞ ሌቦችን መያዝ፣ የአካባቢውን ፀጥታና ደኅንነት ማስፈን፣ ሕጎችን ማስፈጸም ዋነኛዎቹ ስራዎቹ ናቸው።

ተማሪ ትምህርት ቤት ሄዶ የሚማሩት ወይም ዋናው የትምህርት ቤት አንድ አካል ሲሆን፤ ሄዶ ትምህርት ቀስሞ ከመምህራን ተምሮ የሚመጣው አካል ነው። ተማሪዎች የመማር ፣ የቤት ስራቸውን የመስራት ፣ትምህርታቸውን በአግባቡ የመከታተል፣ የመፈተን ግዴታና ኃላፊነት አለባቸው።

ጤና አዳም፦ ጤና አዳም ከጓሮ አትክልቶች ውስጥ አንዱ ሲሆን ብዙ ጊዜ ምንጠቀመው ምግብን ለማጣፈጥ እንዲሁም ደሞ ለመዳኒትነት ሻይ ላይ፣ ቡና ላይ፣ ወተት ላይ የሚጠጡ ነገሮች ላይ በብዛት በመጨመር የምፍቡ ጣዕም ወደ ጥፍጥና እንድቀየር የሚረዳን ነገር ነው።

አሸንዳ:- አሸንዳ በአብዛኛዉን ጊዜ በትግራይ እንዲሁም ደግሞ በአማራ በሰሜናዊ የአማራ ክፍል የሚገኙ ሴቶች በወርሃ ነሐሴ እንዲሁም በመጀመሪያዉ የመስከረም ወራት ላይ የሚያከብሩት በዓል እንዲሁም ባህል ነዉ።

ቦት፤ ቦት ጫማ ብዙ ጊዜ እእምንጠቀመው ለክረምት ሲሆን ሽፍን ጫማ መሆኖ ረዘም ያለ ከቁርጭምጭሚት ከፍ ያለ አንዳንዴም እስከ ጉልበት ከዛም በላይ የሚደርስ ሽፍን ቆዳ ወይም ደግሞ ፕላስቲክ የሆነ የጫማ ዓይነት ነው።